የጅማ ዩኒቨርሲቲ ቤተ መጽሐፍት ውሃነኝነት በዝብ ጤና በግብርናና ሳይንስ ቤተመፃፍ ላይ ያተኮራ ምርምር በሚደረግ በመጽሃፍት የተሟላ ሲሆን በአካባቢው ማህበረሰብ ጤና ላይ የሚሰራ ተመራማሪዎችን ጠቃሚ ነው

የኢትዮጵያ ልጆች ንባብ ማእከል፤ የኢትዮጵያ የልጆች የንባብ ማእከል በተለይ የልጆች የንባብ ፍቅርን ለመጨመር የተቋቋመ ትናንሽ የንባብ ቦታዎችን ለማሳደግ የሚጠቅም በጣም አሪፍ ከሚባሉ ቦታዎች ውስጥ አንደኛው ነው።

የዲጂታል ትምህርት መድረኮች ብለን የምንጠራው የኢንተርኔት እና የሶፍትዌር መሰረተ ልማቶችን በመጠቀም የትምህርት ይዘትን ጥልቀት እንዲሰጥ የሚያስችል ሁኔታ እንዳለ ይታወቃል።

የዩኒቨርሲቲዎች ሳይንስና ቴክኖሎጂ ትምህርት ቤት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ባሉ ተቋማት የሚገኙ ሲሆን በሳይንስና በኢንጂነሪንግ ያተኮረ ትልቅ ቤተመፃፍቶች ውስጥ አንደኛው ይህ ቤተ መጻህፍት ሆኖ እናገኘዋለን።

የቴክኒክ እና ሙያ ልዩ ማዕከል የቴክኒክ እና ሙያ ልዩ ማዕከል በአንድ ስራ መስክ ለምሳሌ በፋሽን ዲዛይን ኢግዚቢሽን ላይ ብቻ የሚሰለጥኑ አሰልጣኞችን በመሰብሰብ የሚሰራ ትላልቅ ስራዎች ውስጥ አንዱ ነው።

የጤናና ንጽህና ትምህርት የጤና አጠባበቅ የንጽህና ውሃ አጠባጠቃቀም የንጽህና አጠባበቅ ልምዶች ግንዛቤ ይሰጣል።

ዲላ ዩኒቨርስቲ ዩኒቨርስቲ በደቡብ ኢትዮጵያ ክልል የሚገኝ ሲሆን በግብርናና በእርሻ ምርምር ላይ ያተኮረ ይህን ዩኒቨርስቲ በጣም አሪፍ ከሚባሉ የደቡብ ዩኒቨርስቲዎች ውስጥ አንደኛው በመሆኑ ብዙዎች የሚያደንቁት ዩኒቨርስቲ ነው

የስዕልና የፕላስቲክስ ራ የህንፃዎችንና ውጭ አዊ የማስዋብ የመጠቀም ወይም ደግሞ ራ የሚያጠቃለድ ሲሆን

የመምህር ተኮር የማስተማር ዘዴ መምህሩ ዋና ሚና እውቀት በቀጥታ የሚተላለፍበት ነው በአብዛኛው የትምህርት ይዘት በሰፊው እና በአጭር ጊዜ ውስጥ ለማስተላለፍ ይጠቅማል በኢትዮጵያ ውስጥ ትላልቅ የክፍል መጠኖች ለማስተማሪያና መሰረታዊ መረጃዎች ይጠቅማል

አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ወይም አስቱ ብለን ምንጠራው ይህ ዩኒቨርስቲ በቴክኖሎጂ እና ኢንጂነሪንግ ዘርፍ ላይ ሙሉ በሙሉ በማተኮር የሚታወቅ ሲሆን በተለይም እንደ የኤሌክትሪካል፣ መካኒካል፣ እና ፉድ ኢንጅነሪንግ የመሳሰሉ ዘርፎች ይታወቃል። ዘርፍ ለኢንዱስትሪ የሚሆኑ የሰው ኃይል በማፍራት ግንባር ቀደም ነው።

የሙያ እና የቴክኖሎጂ ማስልጠኛ ወርክሾፕ ወይንም ቲቪቲ ወርክ ሾፕ ብለን የምንጠራው ተግባራዊ የሙያ ክህሎቶች እንደ ብየዳ የእንጨት ሥራ የኤሌክትሪክ ሥራ ለመስራት የሚያገለግል የተቋም ማሽኖች መሣሪያ የተገለበጠ ነው።

የአረብኛ ቋንቋ ባህል ትምህርት ቤቶች በእስልምና እምነት ስርዓት ያሉ የአረብኛ ቋንቋ ትምህርት የሚሰጠባቸው ትምህርት ቤቶች ውስጥ አንደኛው የአረብኛ ቋንቋ የባህል ትምህርት ቤቶች አንደኛውና ስም ቀን ነው

የኢትዮጵያ የኢኮኖሚክስ ማህበር ቤተ መጻፍት በኢኮኖሚክስ በንግድ በፋይናንስ ዘርፍ ላይ የተመረጠ የምርምር ጽሑፎች መጽሐፍት የሰበስባል በፖሊስ ለኢኮኖሚክ ምሁራን የሚያገለግል ትልቅ ቤተመፃፍ

የ4ር0ምንጭ ዩኒቨርሲቲ የውሃ ቴክኖሎጂ ቤተመጽሕፍት በውሃ ኢንጂነሪንግ እና በሃይድሮሊክስ ዘርፎች ላይ የተማላ የማጣቃሽ አቁሳቁስ ያሉበት ቤተ መጽፍት ሲሆን ይህ ቤተ መጽሀፍት በጣም በግዝፈቱ ትልቅ እና ጉዙፉ ቤተ መጽሕፍ

የልብስ ስፌትና ፋሽን ዲዛይን ልብስ መስፋት የጨርቃ ጨርቅ ዲዛይን የፋሽን አዝማሚያዎች በመከተል ያካትታል። ለሀገር ውስጥ፣ ለውጭ ገበያ የሚቀርብ ጥራት ያለው ምርት ለማምረት ይረዳል፤ ለሴቶች የስልጠና እድል ይፈጥራል።

የብርቲሽ ካውንሲል ቤተ መጻሕፍት በእንግሊዝኛ ቋንቋ መጻሕፍት በዲጅታል ምንጮች ላይ ያተኮረ ለፈተና ዝግጅት ለሙያ እድገት ለባህል ልውውጥ ያለው ጉልህ ሚና በጣም ታዋቂ እና አንጋፋ ነው።

የርቀት ትምህርት ፕሮግራም በዩኒቨርስቲዎች በርቀት ለሚማሩ ተማሪዎች በኦላይን በተመዘገቡ የትምህርት ሂደቶች አማካኝነት አገልግሎት መስጠት። ለትምህርት ለፈላጊዎች አማራጭ የሚሰጥ ትልቅ ተቋም ነው።

የመኪና ጥገና አውቶሞቲቭ የዘመናዊ መኪናዎችን ና የተላልቅ ተሽከርካሪ የሞተር ኤሌክትሮኒክስ የሰው ጥገና ቴክኒኮችን ያስተምራል የትራንስፖርት ዘርፍ ለመደገፍ ከፍተኛ ሥራ እድል ያለው ዘርፍ ነው፡፡

አዲስ አባባ ዩኒቨrሲቲ የኢትዮጵያ አንጋፋ መሪ የከፍተኛ ትምህር ተቋማት ነው በ 1950ዎቹ ጀምሮ ሲያገለግል የቆየ ሲሆን በብዙ የትምህርት ዘርፎች የላቀ ኢኮኖሚ እና የምርምር ስራዎች ያከናውናል በርካታ ታዋቂ ሞራኖችን መሪዎችን በማፍራት የሃገሪቷ የውቅእና መዕከል ነው።

ጄኔራል ውንጌት ሁለተኛ ደረጃ ትምህርት ቤት ከአንጋፋው የኢትዮጵያ ትምህርት ቤት አንዱ ሲሆን በጠንካራ አካዳሚካዊ ብቃት ዲሲፕሊን ይታወቃል። ብዙ ተዋቂ ዜጎች ሙኅራንን እና መሪዎችን ያፈራ ነው ። ትምህርት ቤቱ ከፍተኛ የትምህርት ጥራት የሚሰጥበት ታሪክ ያለው ሲሆን ከፍተኛ የትምህርት ኳም ተማሪዎች በማዘጋጀት ግንባር ቀደምን ነው።

የኢትዮጵያ ዲጂታል ቤተ መጽሐፍት ይህ ፕሮጀክት ይህ የፕሮጀክት ስም በኦላይን የመምህራን ጽህፈት የኤሌክትሮኒክስ መጽሐፍ መድረክ ነው ለዩንቨርስቲ ተማሪዎችና ለምሁራን የማጣቀሻ ቁሳቁስ በቀላል ተደራሽ ያደርጋል በብዙ ዩኒቨርሲቲዎች ተግባራዊ ሆኗል።

የውይይት ዘዴ መምህሩ ጥንቃቄ በማንሳት ተማሪዎች በትንሽ ቡድን ወይንም በጠቅላላ ክፍል ውስጥ እንዲወያዩ የሚደረግበት አመክሮ አስተሳሰብ መግባባት ክህሎት ያዳብራል ተብሎ ይታሰባል ።

የአውሮፕላን ቴክኒክና ጥገና የአውሮፕላን ቴክኒክና ጥገና የአውሮፕላንን አካል ጥገና ፍተሻ ላይ የሚሰራ ልዩ ሙያ ለኢትዮጵያ አየር መንገድ ወሳኝ ከሚባሉ ነገሮች ውስጥ አንደኛው ነው።

ተማሪ ተኮር ማስተማሪያ ዘዴ የፃናት በጨዋታ በመሳተፍ ትምህርት እንዲረዱ የሚያስችል ዘዴ በጠቀም መንገዶች ውስጥ አንደኛው ሲሆን ይህም ዘዴ ብዙ አዋጅ ከሚባሉ የማስተማሪያ ዘዴዎች ውስጥ አንደኛው የህፃናት እየተማሪ ተኮር ማስተማር ዘዴ ነው

የድጅታል ትምህርት መግቢያ፦ የድጅታል ትምህርት መግቢያ በቀላል መንገድ ኮምፒውተር መሣሪያዎችን ለትምህርት በመጠቀም እና በማስተዋወቅ የሚሠራ ትልቅ የድጅታል ትምህርት መሣሪያዎች ውስጥ አንደኛው ነው።

በታዳጊዎች ልዩ የሰመር ፕሮግራሞች በበቃ እረፍት ወቅት ለፈጣን ተማሪዎች ወይንም ለልዩ ፍላጎት ተማሪዎች የተዘጋጀ ስልጠና ሲሆን ይህም ስልጠና ብዙዎችን የሚያነቃ ስልጣን ነው ተብሎ ይታሰባል

የአፍ መፍቻ ቋንቋ ትምህርት፦ የአፍ መፍቻ ቋንቋ ትምህርት ብዙ የኢትዮጵያ ክልሎች ትምህርት መጀመሪያ ዓመት በክልሉ የአፍ መፍቻ ቋንቋ ትምህርት ይሰጣል። እንዲሁም ትምህርቶችን በቀላሉ እንዲረዱና የማሰብ ክህሎታቸው እንዲዳብር የሚያደርግ ነው።

የተማሪዎች የመረጃ ስርዓት የትምህርት ቤቶች ተማሪዎች ውጤት ተሳትፎ የስነ ምግባር መረጃ በዲጂታል መንገድ የሚያስተዳድሩ ይረዳል ወላጆች ወላጅ እና ትምህርት ቤት ግንኙነት ለማጠናከር የሚረዱ ነገሮች ውስጥ አንደኛው ነው

የስዕልና ፕላስቲክ ስራ የህንፃዎችን ውስጣዊና ውጫዊ ገጽታ ለማስዋብ የሚጠቀም ሙያዊ የግንባታ ዘርፍ የመጨረሻ የማጠናቀቂያ ሥራዎች ውስጥ አንደኛው የስዕልና የፕላስቲክ ስራ በመባል የሚታወቀው ይህ ስራ ነው።

የማሳያ ዘዴ፦ ይህ ዘዴ የተግባር ሙከራዊ ሂደቶችን በአካል በማሳየት እውቀት የሚተላለፍበት ነው። በተለይ በሳይንስ ትምህርቶች፣ በሙያ ትምህርት ቤቶች፣ ቲቪቲ ተማሪዎች ተግባር ለማሳየት ወሳኝ ከሚባሉት ውስጥ አንደኛው ነው።

የሳይንስ እና ቴክኖሎጂ ቤተመፅሀፍት ይህ አዳማ ሳይንስ እና ቴክኖሎጂ ባሉ ተቋማት የሚገኙ ሲሆን በኢንጂነሪንግ እና በሳይንስና ዘርፎች ላይ የሚያተኩር ልዩ ልዩ የፅህፈት መሳሪያዎች የሚቀርቡበት ቤተመጻሕፍት ነው።

የምግብ ማቀነባበር እና ጥራት ቁጥጥር ምግብ ማሸግ ማቀነባበር የንፅህና አጠባበቅ መቆጣጠር የምግብ ዋስትና ከማረጋገጥ አንፃር ወሳኝ ነው። ተብሎ የሚታሰብ በጣም ትልቅ የምግብ ዘርፎች አንደኛ።

የመንገድና ድልድይ ቴክኒክ የመንገድና ድልድይ ጥገና ቴክኒክ የመሰረተ ልማት ፕሮጀክት የጥንት ስራዎችን በመስራት የሙያ ትምህርት ዘርፎች ለኢትዮጵያ ኢንዱስትሪ ካላቸው ፍላጎት ውስጥ የሚያጎላና የምትፈልገውን የሰለጠነ ምታመጣበት መንገድ ነው

የኢትዮጵያ ስታስቲክስ ቤተመጻሕፍት በሀገር አቀፍ ስታስቲክስ መረጃ የህዝብ ቆጠራ ውጤቶች እና የምርምር ስራዎች ላይ ያተኮረ በጣም አሪፍ ለሚባል የዕቅድ እና ዝግጅት ወሳኝ ነው።

የተባበሩት መንግስታትና ትምህርት ቤቶች የውጭ ዜጎች ልጆችና ከፍተኛ ስራ የሚሹ የሚያስተዳደር ነው በጣም ትልቅ ከሚባሉ ድርጅቶች አንዱ ነው

የውሃ ስራዎች ቴክኖሎጂ የውሃ መስመር ዘርጋታ የውሃ ጥራት ቁጥጥር ካምፕ ጥገና ያሸነፋል ለንጽህና ውሃ አቅርቦት መሰረት ነው በማህበረሰብ ልማት ዉስጥ ቁልፍ ሚና የሚጫወት ነው

ኮምፒዩተር ኔትወርክና ሲስተም ማስተዳደር የኮምፒዩተር ኔትወርክ መዘርጋትና የሶፍትዌር ጥገና እና ደህንነት አገልግሎት መስጠት ያካትታል። ለድጅታል ትራንስፎርሜሽን ወሳኝ ነው። ይህ የሙያ ክፍል ከፍተኛ የአእምሮ ክፍል ያስፈልገዋል ተብሎ ይታሰባል።

የህንፃዎችን የኤሌክትሪክ መስመር ዝርጋታ የኢንዱስትሪ ማሽኖች የኤሌክትሪክ ቁጥጥርና የኤሌክትሮኒክስ ጥገና መስፋፋት ለፋብሪካ ስራ ወሳኝ ነው ጥራትን ይጠብቃል።

የመንገድ እና ቂጥኝ ጥገና ቴክኒክ የመሠረተ ልማት ፕሮጀክት የጥገናና ስራዎች መስራት የሀገሪቱ የትራንስፖርት መረብ ቀጣይነት ለማረጋገጥ ወሳኝ ከሚባሉት ውስጥ አንደኛው ይህ የመንገድ ድልድይ ጥገና ነው።

የድሬዳዋ ቤተመፃፍት ድሬደዋ ዩንቨርስቲ ቤተመፃህፍት በምስራቅ ኢትዮጵያ ለሚገኙ የትምህርት ዘርፍ ትልቅ የዕውቀት ግብዓት ነው። በንግድ በኢንዱስትሪ በትራንስፖርት ዘርፍ ላይ ለሚደረገው የምርምር ድጋፍ የሚሰጠው አስተዋጽኦ በጣም ግዙፍ ነው።

የተጨናነቁ ክፍሎች ማስተዳደር የተጨና የተጨናነቁ ክፍሎችን ማስተዳደር በኢትዮጵያ ያለውን ትልልቅ መጠን ሀሳቤ በማድረግ የማስተማርያት ስትራቴጂ በመንደር የምናስተምርበት መንገድ ነው

ከባድ መሳሪያ ኦፕሬሽን ኤክስካቫተር ዶላር ሚመሳሰሉ ከባድ መሳሪያ በአገልጉል በአግባቡ በንዳትና መጠገን የሚያካተት ለትላልቅ ግንባታ ፕሮጀክት አስፈላጊ ከሚባሉ ነገሮች ውስጥ አንደኞቹ ናቸው

የኤሌክትሪክ ጥገና የሞባይል ስል ክ ሌሎች የኤሌክትሪክ መሳሪያዎች የመጠገን ክህሎትን ይሰጣል እነኚ ክልሎች ውስጥ አንደኛው የሞባይል ስልክ ጥገና ሲሆን ለሰው ልጅ በጣም እናስፈላጊ ከሚባሉት ውስጥ አንደኞቹ ናቸው

ብሄራዊ የትምህርት ቴሌቪዥን ሬዲዮ በሀገር አቀፍ ደረጃ የተዘጋጁ የትምህርት ይዘቶች ለተማሪዎች ለማሰራጨት ይረዳል። በተለይም በገጠርና የኢንተርኔት ተደራሽ ዝቅተኛ በሆነባቸው አካባቢዎች ወሳኝ ነው

የአካባቢ ሳይንስ ትምህርት ስለተፈጥሮ ስለ አካባቢ ጥበቃ ስለጤና እና ንጽህና መሰረታዊ እውቀትን ተማሪዎች ለአካባቢያቸው የቆረቆርቋሪ እንዲሁም ያበረታታቸዋል

የአካል ጉዳተኛ ልዩ ትምርት በት እነዝህ ትህምርት በቶች በአካላው ችግር ምክኛት ከመደበኛ ትህምርት በት ዉጭ ተማር ድጋፍ የምፈልጉ ተማርዎች ያገለግላሉ ትህምርት በቶቹ ምቹ የሆነ መገልገያ እና ፕዞተራፕይ ይሰጣሉ

የመቀሌ ዩኒቨርስቲ ቤተመጻሕፍት በትግራይ ክልል ውስጥ የሚገኝ ትልቅ አካዳሚክ ቤተመጻሕፍት ቤት ነው። በአካዳሚክ ምርምር በተለያዩ የትምህርት ዘርፎች አገልግሎት በመስጠት የሚታወቅ የመቀሌ ዩኒቨርሲቲ ቤተመጻሕፍት አንደኛው ቤተመጻሕፍት ነው።

ዲጂታል ስክሪኖች ፕሮጀክተር አጠቃቀም በመማሪያ ክፍል ውስጥ የማስተማር ቁሳቁስ በምስል በድምጽ ለማሳየት ትምህርትን ይበልጥ ማራኪ ለማድረግ ይረዳል። ውስብስብ ንሰሃ ሃሳብን በቀላሉ ለማስረዳት ወሳኝ ነው።

አዲስ አበባ ቤተ መጽሐፍት አዲስ አበባ ቤተመፃፍት በኢትዮጵያ ትልቁ እጅግ ሰፊና አንጋፋ የከፍተኛ ትምህርት ቤተመፃፍትን ለተማሪዎች ለመምህራን ለውጭ ተመራማሪዎች የመጠቀሻ ቁሳቁስ ያቀርባል በውስጡ የኢትዮጵያን ጨምሮ ልዩ ልዩ ጥናት በድጂታል ኦላይን ምርምር ያካትታል።

የወንጌላዊ ቤተ ክርስቲያን ልዩ ትምህርት ቤቶች በሃይማኖታዊ ተቋማት የሚመሩ ሲሆን የተቀናጀ የስነ ምግባርና የአካዳሚዎች ትምህርት ስልጠና በመስጠት የሚታወቁ የትምህርታዊ ሃይማኖታዊ ተቋቶች አንደኞች ናቸው

የመንግስትና የህዝብ ልዩ ቅይጥ ትምህርት ቤቶች እነዚህ ትምህርት ቤቶች በመንግስት ቁጥጥር ስር የሚሆኑ ፤ በግል ባለሃብቶች የሚደገፉ ልዩ ፕሮግራሞችን ከባድ በሆነ መንገድ የሚያስተምሩ ናቸው ተብሎ ይታሰባል።

ማህበራዊ ትምህርት ስለቤተሰብ፣ ስለማህበረሰ፣ ስለአካባቢ ታሪክና ጅኦግራፊ መሰረታዊ ግንዛቤ በመስጠት የሚታዎቅ፤ የማህበራዊ ትምህርቶች ዉስጥ አንደኛው ማህበራዊ ትምህርት ዘርፍ በመባል የሚታዎቀው ነው።

የተሰጦና ክህሎት ማጎልበቻ ትምህርት ቤቶች ከተለመደው ትምህርተ ውጪ ለተማሪዎች ተጨማሪ ክህሎት የሚሰጥባቸው ክህሎት ተኮር ማጎልበቻ ተቋማት እነዚህ ሲሆኑ በባህር ዳርና በሌሎች ዩኒቨርሲቲዎች ይገኛሉ።

የመሳሪያ ጥገና የሆስፒታል መሳሪያዎችን ለምሳሌ የአልጠዉን የኤክስ የተለያዩ ማይክሮስኮችን ጥገናና ጥራት ቁጥጥር የሚያስተምር ሲሆን በጣም አሪፍ የገና ማስተማሪያን ነው

የኢንተርኔት ብሮድባንድ ተደራሽነት በትምህርት ቤቶችና ዩኒቨርሲቲዎች የተሻለ የኢንተርኔት ግንኙነት በማቅረብ የመረጃ ልውውጥ ማሳለጥና ማፋጠን ከሌሎች የዓለም ትምህርት ቤቶች ጋር ለመገናኘት ወሳኝ ከሆኑ ነገሮች ውስጥ አንደኛው ነው።

አካላዊ ትምህርትና ስፖርት የህፃናት አካላዊና አእምሮአዊ ጤናን ለመጠበቅ የአካል ብቃት እንቅስቃሴ ጨዋታውን ለማሳለጥና ለማስኬድ የሚጠቀሙት የአካል ብቃት ትምህርት ስፖርት አንደኛው ነው።

የፈጠራ ትምህርት! የፈጠራ ትምህርት ብለን የምንጠራው ስዕል፣ ሙዚቃ ፣ድራማ፣ የእጅ ስራዎችን በማስተማር የህፃናትን የፈጠራ ችሎታ በማዳበር ላይ የሚያተኩር የስራ፣ የፈጠራ የስራ አይነቶች ውስጥ አንደኛው የፈጠራ ትምህርት ብለን የምንጠራው ነው።

የስፖርት አካዳሚዎች የትምህርት በተጨማሪ በእግር ኳስ በአትሌቲክስ እና በተለይ በሌሎች ስፖርት ላይ የላቀ ስልጠናዎች የሚሰጡ ይሰጣሉ ተብሎ የሚታሰቡ የስፖርት ማእከሎች ውስጥ አንደኛው የስፖርት አካዳሚ

የምግብ ማቀነባበር እና ጥራት ቁጥጥር ብለን ምንጠራው ምግብን ማሸግ ፣ማቀነባበር፣ የንፅህና አጠባበቅ መቆጣጠርን የሚያስተምር የትምህርት ስርዓቶች ውስጥ አንደኛው ይህ የሙያ ተኮር ነው።

ቧንቧ ስራና ሳኒታሪ የሙያ የመኖሪያ ቤቶች ቤታችንን የህንጻ የቋንቋ ዝርጋታ የፍተሻ ማስወገጃቶች ዝርጋታ የሚሰራልን በጣም ትልቅ የሚባሉ ስራዎች ውስጥ አንደኛውን ነዉ

የቧንቧ ስራ ሳኒ የቧንቧ ራስን የመኖሪያ ቤቶችና እየህንፃ ቧንቧዎች ዝርጋታ የፈሳሽ ማስወገጃ ስርዓት ዝርጋታ የከተማ ጤና መሠረት ነው ተብሎ የሚታሰቡ መንገዶች ውስጥ አንደኛው የቋንቋ ራ ሳኒታሪ በመባል

መሠረታዊ ሒሳብና ቁጥር 4 የሒሳብ መሰረታዊ ተግባራት መደመር፣ መቀነስ፣ ማካፈል እና ማባዛት የአሃዝ ግንዛቤንና ቀላል የችግር አፈታት ክህሎትን ሊያስተምር ይችላል።

የጦቢያዊ ተኮር እና ላፕቶፕ አቅርቦት የመንግስትና የግል ትምህርት ቤቶች ለተማሪዎች ለመምህራን ዘመናዊ መገልገያ በማቅረብ የትምህርት ሂደቱን ዲጂታል ለማድረግ መሞከር የትምህርት ግብዓቱን ተደራሽ ለማድረግ ይረዳል።

የጤናና የንጽህና ክትትል የጤናንና የንጽህና ክትትል በየጊዜው በምርመራ በማድረግ ለስነ ህንፃ አጠባበቅ ትምህርት መስጠት መንገዶች ውስጥ አንደኛው የጤናና ጽንሰ ሀሳብ ክፍል ውስጥ አንደኛው ይህ ክፍል ነው።

የአዎሮፕላን ቴክኒካ ቴክኒክና ጥገና የሆኑ ፕላን አካልን የሞተር መደበኛ ጥበቃ የሚሰራ ነው እነዚህ ከሚሰሩ ሙያተኞች ውስጥ አንደኛ ጥቂት ጊዜ በባህርዳር ዩንቨርስቲ የተከፈት አይሮስፔስ ኢንጂነሪንግ ነው

የአእምሮ ዝግመት ልዩ ትምህርት ቤት፦ የአዕምሮ ዝግመት ልዩ ትምህርት ቤት ለእያንዳንዱ ግለሰብ በትምህርት ደረጃ የተዘጋጁ የተለያዩ ሰዎች የሚጠቀሙት ሲሆን በዋነኛነት የህይወት ክህሎት መሰረታዊ የሙያ ስልጠና ይሰጣሉ።

ማስመያዎች እንደገ አደገኛ ሊሆኑ የሚችለው ሙከራዎችን በኮምፒውተር አማካኝነት የማስመሰል ተማሪዎች ተግባር ልምምድ እንዲያገኙ ያግዛል መማሪያ ሂደቱን አስተማማኝና ውጭ ይቆጣቢ ያደርገዋል።

የከባድ መሳሪያ ኦፕሬሽን የዶዘር የኤክስካቫተር የሎደር የመሳሰሉ ከባድ መሳሪያዎች የመንገድ መስሪያ መሣሪያዎች መኪኖች ውስጥ መረዳትና እነዛን ማወቅ የምንማርበት ትምህርት ነው።

የመምህራን ዲጂታል ስልጠና መምህራን የኮምፒውተር የኔትወርክ የትምህርት አፕልኬሽን በአግባቡ እንዲጠቀሙ የሚያስል ስልጠና ነው ይህ ክህሎት የመማር ማስተማር ሂደቱን ዘመናዊና ውጤታማ ያደርገዋል። የመምህራን ሙያ ብቃት በማሳደግ በሁሉም የትምህርት ደረጃ ላይ ያለውን ጥራት ያረጋግጣል

የጤና መሳሪያ ጥገና የሆስፒታል መሳሪያዎች ለምሳሌ አልትራሳውንድ ፣ኤክስሬይ ጥገና አራት ቁጥጥር ያስተዳድራል። ይህ የህክምና አገልግሎት ቀጣይነት እንዲኖረው ወሳኝ ነው። የላቀ ቴክኖሎጂ እውቀት ያስፈልጋል።

የአይሲቲ ውህደት በስርዓተ ትምህርት አይሲቲ ኢንተግሬሽን ወይም ካሪክለም አይሲቲ የተለየ ትምህርት ሳይሆን እንደ ማስተማሪያ መሳሪያ በሁሉም የትምህርት ዘርፍ ሒሳብ ሳይንስ ታሪክ ውስጥ መጠቀም እንችላለን።

ልዩ ፍላጎት ብለን ምንጠራው የአካል ጉዳተኛ ለተቸገሩ ልጆች የምንጠቀመው የማስተማሪያ ዘዴዎች ውስጥ አንዱ ሲሆን፣ ይህ ዘዴ ብዙ ሰዎች የሚማሩበት የማስተማሪያ የልዩ ፍላጎት በመባል የሚታወቅ ዘዴ ነው።

የማየት ችግር ያለባቸው ትምህርት ቤት አዲስ አበባ የሚገኙ የዓይነ ስውራን ትምህርት ቤት ያሉ ተቋማት የአይን ንባብ፤ የንቅናቄ ክህሎትና፣ የኦዲዮ መረጃ በመጠቀም ያስተምራሉ በማስተማርም ይታወቃሉ።

የሳይንስና ቴክኖሎጂ ልዩ ትምህርት ቤቶች እነኚ ትምህርት ቤቶች ከፍተኛ የማሰብ ችሎታ ያላቸው ተማሪዎች መርጠው በላቀ ሳይንስና በሒሳብ የኢንጂነሪንግ ትምህርቶች እንዲሰለጥኑ የሚያሰለጥኗቸው ናቸው

የመማር ማስተማሪ የማኔጅመንት ስርዓት እንደ ወይንም የሌሎች ሀገር ውስጥ መድረኮች ሲሆን ለመምህራን ቤት ውስጥ ስራ ቁሳቁስ በኦንላይን እንዲሆን ያደርግላቸዋል ተብሎ የርቀት ትምህርት እንዲከታተሉ ግምገማ ያደርጋል።

የኢትዮጵያ ልማት ባንክ ቤተመፃህፍት ይህ መጽሐፍ የኢትዮጵያ በኢኮኖሚ በፋይናንስ ዘርፍ ለሚሰሩ ሙያተኞች ስለ ልማት ፕሮጀክት ባንክ ጥናቶች ላይ መረጃ የሚያቀርብ ትልቅ የልማት ባንክ ቤተ መጻሕፍት ነው።

የአለም ባንክ መረጃ ማዕከል የአለም ባንክ መረጃ ማዕከል ስለ ልማት ፣ፓሊሲ እና ኢኮኖሚክ የሚመለከት አለም አቀፍ ጥናቶችን ሪፓርቶችን በማቅረብ የሚታወቅ ትልቅ አለም አቀፍ አንደኛው ፕሪሚየም ነው።

የአፍሪካ ህብረት ቤተመፃህፍት በአፍሪካ ታሪክና ፖለቲካዊ ዲፕሎማሲ ላይ የሚሰራ ተማራማሪዎችን ያገለገለ፤ ስለ አፍሪካ ሀገር የተለያዩ መረጃዎችን የሚያስቀምጥ፣ የአፍሪካ ህብረት በመባል የሚታወቅ ቤተመጽሐፍት፣ ትልቅ ቤተመፃፍት ነው።

ተማሪ ተኮር የማስተማር ዘዴ ማስተማር ዘዴ ተማሪዎች ንፉ ተሳታፊ የሚሆንበት በራሳቸው የመማር ፍላጎት መሰረት እውቀት የሚያገኙበት ነው። የተማሪዎች ለጥያቄያቸው መልስ የሚፈልጉበት መመሪያ እና ፕሮጀክት አማካኝነት የመማሪያ ሂደት ይመራል በኢትዮጵያ ውስጥ ለጥራት ትምህርት መሰረታዊ እንደሆነ ይታወቃል

የግብርናና ቴክኒክ ትምህርት ቤቶች የግብርናና ቴክኒክ ትምህርት ቤቶች በየአካባቢው የግብርና ፍላጎት ላይ አተኮሩ ተግባራዊ ስልጠናዎችን በመስጠት የሚታወቁ ትላልቅ የግብርና ትምህርት ቤቶች ናቸው።

የኦፕን ኤዱኬሽን ሪሶርስ በነፃ የሚገኙ የኦንላይን ትምህርት ቁሳቁሶች ቪዲዮ ፣ መጻሕፍት መጠቀም የማስተማር ሂደት ማበልፀግ የትምህርት ግብዓቱን ውጪ ሳይቀንስ የምንገልጽበት ነው።

የቆዳና የቆዳ ውጤት ማምረቻ የቆዳት ጫማና ሌሎች የቆዳ ውጤቶች ዲዛይኖች ማምረቻ ይከፈላል። የኢትዮጵያ የቆዳ ኢንዱስትሪ እድገት ለመደገፍ ወሳኝ ነው መተግበር ላይ የተግባር ላይ የተመሰረተ ክህሎት

የኦዲዮ ቪዥዋል ትምህርት ማእከል ላለአይነ ስውራን እና ለተደራሽ ትምህርት የሚሰጡ የስልጠና አይነቶች ውስጥ አንደኛው በቴክኖሎጂ አማካኝነት ለዓይነ ስውራን የሚሰጥ ትምህርት ነው።

የአንደኛ ደረጃ ልዩ ድጋፍ ክፍሎች እነዚህ ክፍሎች በመደበኛ እና በአንደኛ ደረጃ ትምህርት ቤቶች ውስጥ ለልዩ ፍላጎት ተማሪዎች የተከፈቱ ችሎታ ያላቸው ተማሪዎች የሚመሩባቸው የትምህርት ክፍሎች ውስጥ አንዱ ነው።

የመስማት ችግር ያለባቸው ትምህርት ቤት ትምህርት ቤቶች በምልክት ቋንቋ በከንፈር ንባብና በልዩ የድምጽ ማጉያ መሣሪያዎች አማካኝነት የሚሰሩና የሚያስተምሩ ማስተማሪዎች ናቸው

የአርባምንጭ ዩኒቨርሲቲ ቤተ መጻፍት ዩኒቨርስቲ በውሃ ኢንጂነሪንግ ላይ የተሟላ የማጣቀሻ ቁሳቁስ ያቀርባል በሀገሪቱ ውስጥ ባለው የውሃ ልማት ላይ የሚሰሩ ምሁራን ወሳኝ የሆነ ነው

የልዩ ችሎት ማዕከል ከፍተኛ የማሰብ ችሎታ ያላቸው በልዩ የትምህርት ዘርፍ የላቀ ችሎታ ያላቸው ተማሪዎች ይገኛሉ። እነዚህ ተማሪዎች በፈጣን የትምህርት ሂደት አክስለሬሽን ይሰጣሉ።

የኦንላይን ትምህርት ምዝገባ ወላጆችና ተማሪዎች የትምህርት ምዝገባ በሂደት በአካል መገኘት ሳያስፈልጋቸው እንዲጠቀም እንዴት እንዲያጠናቀቁ መፍቀድ አስተዳደር ያቀላል ተብሎ ይታሰባል

የኦቲዝም ማዕከልየኦቲዝም ማዕከል ማቅርቡ በአዲስ አበባ በስፋት እየተከፈቱ ሲሆን ለኦቲዝም ችግር ተገቢ የባህሪ ህክምና የኮሚኒኬሽን ስልጠና የሚሰጥበት ሁኔታ አለ

የመምህራን ምዘና መድረኮች የመምህራን አፈፃፀም፣ የሙያ እድገት እና የክህሎት ክፍተት በዲጂታል መንገድ ለመገምገም የሚረዱ የዲጅታል አንደኛው ሲሆን በስርዓት የመምህራን ተጠያቂነት ይጠናከራል ተብሎ የሚታሰብ ነው።

የሙዚቃ እና ኪነጥበብ ትምህርቶች! የሙዚቃ እና ኪነጥበብ። ትምህርቶች እንደ የካቲት አስራ ሁለት የኪነ ጥበብ ማዕከል ያሉ ተቋማት ሙዚቃ በስዕል እና በቲያትር ላይ የተለየ ትኩረት የሚሰጡ ትላልቅ ትምህርት ቤቶች ናቸው።

ቅድስት ስላሴ ካቴድራል ቤተመፃፍት ይህ ቤተ መጻፍት ታሪካዊና የሃይማኖታዊ ቤተመፃፍት በተጨማሪ ሰፊ የመጽሃፍ ስብስብ አለዉ ባንጋ በሚሰጠው አካዳሚክ ፕሮግራም ይታወቃል የሀገሪቱ ራስ በቀለ የዕውቀት ምንጭ በመሆኑ ይታወቃል።

የስነ ምግባር ግንዛቤ ትምህርት የስነ ምግባር ግንዛቤ ትምህርት መልካም ስነ ምግባር አብሮ መኖርና ለህገ መንግስት የመገዛት የመሳሰሉ የዜግነት እሴቶችን ያካተተ የትምህርት ሥርዓቶች ውስጥ የአንደኛ ደረጃ ትምህርት ነው።

የአዲስ አበባ ዩኒቨርሲቲ የአዲስ አበባ ዝብ ቤተ መጽሐፍ ቅርንጫፍ ይህም ክፍለ ከተማው ወረዳ የሚገኝ ሲሆን ለህዝብ ክፍትና ነጻ የንባብ አገልግሎት ይሰጣል ዋነኝነት ለትምህርት ቤት ለተማሪዎች እና ለአከባቢ ነዋሪዎች ያገለግላል ተብሎ ይታሰባል

የደን ልማትና አስተዳደር የችግኝ የማፍራት የአፈር ጥበቃና የደን ደህንነት ሀብት በአግባቡ መጠበቅና መጠቀም ያስፈልጋል አካባቢ ጥበቃ የኢኮኖሚ ልማት ያስገኛል ተብሎ የሚታሰብ ትልቅ ድርሻ አለው።

የኤሌክትሪክ ጥገና የሞባይል ስልኮችና ኮምፒዩተሮች እና የኤሌክትሮኒክስ መሣሪያዎች የመጠቀም ክህሎት ይሰጣል። በከተማው ከፍተኛ የስራ ዕድል ከሚፈጥሩ ነገሮች ውስጥ አንደኛው ይህ መንገድ ነው።

የከፍተኛ ትምህርት የከፍተኛ ትምህርት መረጃ ስርዓት በዩኒቨርሲቲዎች ደረጃ የተማሪዎች የምርምርና የአካዳሚ መረጃዎችን በአንድ ማዕከል እንዲይዝ የሚያስችል ስርአት ሲሆን ይህ ያስተዳደርናን ይጨምራል ተብሎ የሚታሰብ ነው

ከቅድመ መደበኛ ወደ አንደኛ ደረጃ ሽግግር፦ ህጻናት ያለ ችግር ከመዋለ ህጻናት ወደ አንደኛ ደረጃ ትምህርት እንዲሸጋገሩ የሚደረግበት ዝግጅት መንገዶች ውስጥ አንደኛው ይህ የቅድመ ዝግጅት ነው።

የሀዋሳ ዩኒቨርስቲ ቤተመጻሕፍት በሲዳማ ክልል ውስጥ የሚገኝ ሲሆን በግብርና እና በአካባቢ ጥበቃ ፣በደን ልማት መፅሐፍ ላይ ያተኩራል። በአካባቢ ኢንደስትሪ ፓርክ እና የግብርና ምርቶች ላይ የሚደግፍ የምርምር ስራ ድጋፍ ይሰጣል።

መሰረታዊ ንባብና መጻፍ ይህ የትምህርት ዘርፍ የማንበብ ፍጥነት፣ የቃላት ግንዛቤንና ሰዋዊነት ጥገኝነት ያለው ጽሁፍ የመጽሐፍ ክህሎትን ይገነባል። በቀጣይ ትምህርት መሠረታዊ በመሆን በመጀመሪያዎቹ 4 ዓመታት ላይ ከፍተኛ ትኩረት ይሰጠዋል።

የደን ልማት አስተዳደር፦ የደን ልማት አስተዳደር የደን ማፍራት፣ የአፈር ጥበቃ፣ የደን ልማት አግባቡን በጠበቀ መልኩ ያስተምራል ያሰለጠናል።

የቱሪዝምና ሆቴል አስተዳደር የምግብ ዝግጅት የሆቴል አገልግሎት አሰጣጥና የእንግዳ ተቀባይነት ያሰረተ ነው ለሀገሪ ኢኮኖሚ ጠቀሜታ ያላቸው ነገሮች ውስጥ አንደኛው ይህ የሙያ አገልግሎት

የግብርና እና ማሽነሪ ጥገና ኦፕሬሽን ትራክተሮችን የውሃ ፓንኮችን እንዲሁም ሌሎች የእርሻ መሳሪያዎችን አጠቃቀም እና ጥገና ያሰለጥናል የምግብ ዋስትናን ለማረጋገጥ ወሳኝ እና የግብርና ሙያ ላይ ያተኮረ አስተማሪነትን ይጨምራል።

የሞባይል ትምህርት በትምህርት ተቋም ውስጥ ስማርት ስልኮችን በመጠቀም የመማሪያ አፕልኬሽኑ የትምህርት መልዕክት የማስተላለፍ እና የመማር ሂደት ከክፍሉ ውጭ የማስተላለፍና እድገትን ያሻሽላሉ ተብሎ የሚታሰቡ ናቸው።

የቴክኖሎጂ ማዕከል በገጠር ትምህርት ቤቶች በመንግስት እና በነጋሾች ደጋ ድጋፍ ለገጠር ትምህርት ቤቶች የኮምፒውተር የኃይል ማመንጫ ለምሳሌ ሶላር አቅርቦት የመሳሰሉ የገጠር የከተማ ትምህርት ለመቀነስ ይጠቅማል

ከባድ የባህሪይ ችግር ያለባቸው ማዕከል ለአስተማሪ እና ለክፍል ችግር ለመፍጠር ለተማሪዎች የልዩ ስነልቦና ድጋፍ የሚሰጥበት ይህ ተግባራዊ ትምህርት በመባል የሚታወቅ አንደኛው ትምህርት ነው።

ወላጆች የልጃቸውን የመማሪያ ሂደት እንዲከታተሉ ት ትምህርት ቤት ጋር እንዲተባበሩ የሚያደርግ የተማሪውና የወላጆች በሳትፎ የሚመረምር የሚገባ በመገበያ መንገድ አንደኛው ነው

የዲጂታል ምግባር ትምህርት ቤት ትምህርት ተማሪዎች ኢንተርኔት በአግባቡ ኃላፊነት እንዲጠቀሙ የሚያስችል ደህንነት ነ ምግባር ስልጠና በኦንላይን አደጋዎች የመጣ የመጠበቅ ክህሎትን የሚያጎለብት ነው

የህንፃ ካቢኔና የቤት ዕቃ አሰራር የእንጨት የእንጨት ስራ የቤት ዕቃ ማምረቻ የህንፃ ዉስጥ ውስጣዊ ዲዛይን ስራዎች ለቤት ማስዋቢያ ዘርፍ የሚሆኑ የሰለጠኑ ሰራተኞች የሚያቀርቡበት ነው

የኮምፒውተር ሙከራ ሁለተኛ ደረጃ ትምህርት ቤት መሰረታዊ የኮምፒውተር ክህሎቶችን ለመስጠት የሚያገለግል ለተማሪዎች የኮምፒውተር ልምምድ የሚሰጥ ሲሆን የመማር ማስተማር ሂደቱ ተግባራዊ እንዲሆን ያግዛል።

የመኪና ጥገናና አውቶሞቲቭ የዘመናዊ የመኪናዎችን የትላልቅ ተሽከርካሪ ሞተር የኤሌክትሪክ እና የሰውነት ጥገና ቴክኒኮች ያስተምራል ስፖርት ዘርፍ ለመደገፍ ከፍተኛ የራ እድል ያለው ዘርፍ ነው በተግባር ላይ የተመሰረተ ስልጠና

የህንፃ ካቢኔትና የቤት ዕቃ አሰራር ዕቃቢና የቤት ዕቃ አሰራር የምንለው የእንጨት ስራ የቤት እቃዎች ማምረቻ የህንፃ ውስጣዊ ዲዛይን ስራዎችን የሚያጠቃልል ትልቅ ስራ ነው

የትምህርት መገልገያ ግባቶች ብለን የምንጠራቸው የመማሪያ ክፍሎች ቤተ መፅሐፍ እና መሳሪያዎች የትምህርት ቁሳቁሶችን በማቅረብ የሚታወቁ ሲሆኑ እነዚህም በጣም አሪፍ ከሚባሉ የትምህርት መገልገያ ግባቶች አንደኛው የትምህርት መገልገያ ግባቶች ናቸው።

የመግለጫ ዘዴዎች መምህሩ መረጃውን በአፍ መግለጫ የሚሰጥበት ተማሪዎች የሚያዳምጡበት ባህላዊ ዘዴ ነው። በዋነኛነት በትላልቅ ክፍሎችና በአዳዲስ ጽንሰ ሀሳቦች ለማስታወቅ ይጠቅማል ተብሎ የሚታሰብ የመግለጫ ዘዴ የማስተማሪያ ዘዴ ነው።

የውሃ ስራ ቴክኖሎጂ የውሃ መስመር ዮሐንስ ቁጥጥር የፓንክ ጥገና ይሸፍናል አቅርቦት መሰረታዊ ከሆኑ የውሃ ስራ ቴክኖሎጂ ውስጥ አንደኛው ነው

የአንደኛ ደረጃ ቤተመፃፍት አንደኛ ደረጃ ቤት መጽሐፍት ለህፃናት የንባብ ልምድ እንዲያዳበሩ የሚያስችሉ የቤ የመሰረታዊ የንባብ መጽሀፍት የሚያቀርብበት እና በጣም አሪፍ የሚባሉ መጽሃፍቶች የሚቀርቡበት ትላልቅ ነገሮች ውስጥ አንደኛው ነው

የድጅታል ፈጠራ ውድድር ተማሪዎች የራሳቸውን የቴክኖሎጂ መፍትሄዎች አፕሊኬሽኖች እንዲገነቡ በማበረታታት የፈጠራ ችሎታቸውን ለቴክኖሎጂ ትምህርት ያለውን ፍላጎት የምናጎላበት ወይም የመናሳድግበት የምንደግፍበት ነው።

የቱሪዝምና ሆቴል አስተዳደር ቱሪዝምና ሆቴል አስተዳደር የምግብ ዝግጅት የሆቴል አገልግሎት አሰጣጥና የእንግዳ ተቀባይ ክሎት ያሰለጠና ለአገልግሎት ዘርፍ ትልቅ ድርሻ ካላቸው ውስጥ አንደኞቹ ቱሪዝም እና ሆቴል አስተዳደር

የጎንደር ቤተ መጽሐፍት በሰሜን ኢትዮጵያ የሚገኝ ትልቅ ቤተመፃፍት አንዱ ነው በተለይም በህክምና እና በጤና ሳይንስ በታሪክ ዘርፍ ተጠቃሚ የሆነ ስብስብ አሉት አንጋፋው የፋሲል ቤተመፃፍት ጋር የተያያዙ የራስ ታሪክ አለው

የኢትዮጵያ ብሔራዊ ቤተመፃፍትና መዛግብት ኤጀንሲ ይህ ኤጀንሲ የኢትዮጵያ ብሔራዊ መጽሃፍ ታሪክ ሰነዶች ማዕከል ነው ሁሉም በሀገሪቱ የሚታተሙ መጽሃፍት ጽሁፎች በህግ ተቀብሎ የመጠበቅ ኃላፊነት አለበት የሀገር የባህል የዕውቀት ስብስብ ነው።

መሠረታዊ የሂሳብ ቁጥር መሰረታዊ የሂሳብ ቁጥር 45 መሰረታዊ ተግባራትን መደመር መቀነስ ማታቢ ቀላል ችግርን አፈታትን ክሎትን ያስተምራል ይህን በጣም አሪፍ ነው

የእንግሊዘኛ ቋንቋ መግባቢያ የእንግሊዘኛ ቋንቋ መግቢያ ለቀጣይ ትምህርት አለም አቀፍ ግንኙነት መሰረት ለመጣል የእንግሊዘኛ ፊደልና ቀላል የቃል ሂደቶችን ግንኙነቶችን ያስተምራሉ።

የግንባታ ቴክኖሎጂ ይህ ዘርፍ የኮንስትራክሽን ስራ በብሎኬት አሰራር የውሃ የኤሌክትሪክ መስመር ዝርጋታ የህንፃ ማጠናቀቂያ ሥራዎችን ያጠቃልላል። የሰለጠኑ የግንባታ ሠራተኞችን በማፍራት የሀገሪቱ ፍላጎት ለማሟላት ወሳኝ ነው።

የባህርዳር ዩኒቨርስቲ ቤተመጻሕፍት በአማራ ክልል ውስጥ ከሚገኙ የሚገኝ ሲሆን በውሃ ሃብት በጨርቅ ኢንጂነሪንግ ባለው ስብስብ ይታወቃል። ከጣና ሀይቅ አካባቢ ልማት ጋር በተያያዘ ለሚደረግ የምርምር ስራዎች ዋና የጥናት ማዕከል ነው።

የፈተናና የምዘና ስርዓት ህፃናትንና የመማር ሂደትን በየጊዜው በመገምገም መማማርን ከፍ በማድረግ የሚሰራ ስራ ሲሆን ይህም ስራ በጣም አዋጅ ከሚባሉ ስራዎች ውስጥ አንደኛው ይህ ስራ ነው።

የስርዓተ ትምህርት መጽሐፍት በመንግስት የተደራጁና የፀደቀ የትምህርት ይዘቶችን መጽሐፍትን በመጠቀም ደረጃውን የጠበቀ ትምህርት በመስጠት ላይ የሚያተኩር ትልቅ የትምህርት ተቋማቶች ውስጥ አንደኛው ይህ ነው።

የመምህራን ብቃት ስልጠና ለመጀመሪያ ደረጃ መምህራን በተለያየ የተዘጋጀ የማስተማሪያ ዜና ጂጂ በመባል የሚታወቅ የስልጠና ርዓቶች ውስጥ አንደኛው ለመጀመሪያ ደረጃ መምህራን የተለያየ የተዘጋጀ ስልጠና ነው

ብረት ማምረቻ ቴክኖሎጂ የብረት የብረት ስራ ዲዛይኖች የመሳሪያ ማምረቻ ቴክኒኮች ያስተምራል ኢንዱስትሪዎች ፍላጎት ለማሟላት ትልቅ ድርሻ ያለው የግል ስራ አምጪ ነው